የዱር እንስሳ ጅብ ይባላል። የኋላ እግሩ አጠር ያለ በጣም ጉልበትማ የሆነ የዱር እንስሳ ነው። ይህ የዱር እንስሳ በኢትዮጵያ በአብዛኛው ቦታ ይገኛል። እናም ይህን እንስሳ አይታችሁ ታውቃላችሁን?

በኢትዮጵያ ትልቁ የሆነውን የአባይ ወንዝ ሲሆን፤ ይህም ወንዝ የተነሳው የተነሳው ከአንድ በረሃ አባይ በረሃን አቋርጦ በሚሄድበት ወቅት እየተነሳ ምስል ነው።

የኬጅ ተማሪወች እጃቸዉን እየታጠቡ ይገኛሉ ከተለያዩ ባክቴሪያዎች ለመጠበቅ እና እንዲሁም የምታዩአቸዉ የኬጅ ተማሪወች ስንተኛ ክፍል ይመስሉአችኋል? ከምስሉ በመነሳት!

ሰውየው እየቀዳ ያለው መጠጥ ጠጅ ነው። የሚጠነሰሰው ከማር እና ከጌሾ ጋራ ተዋህዶ የሚሰራ በፈርመንቴሽን አማካኝነት የሚሰራ መጠጥ ሲሆን ይህ መጠጥ ለሰውነታችን ጠቃሚ ነው ብላችሁ ታስባላችሁን?

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሀይማኖት በአል የሆነው የጥምቀት በዓልን እያከበሩ ይገኛሉ ይህ የጥምቀት በዓል በዓመት አንዴ ነው የሚከበረው እና ይህ በዓል በአመት መቼ ይከበራል?

ሶስት የቤተሰብ አባላት እነዚህ ሦስተኛ አባትና በምስሩ ላይ

እኒህ ሁለት ቻይናውያን እና አንድ አፍሪካዊ ሁነው የሰሩት የማሽን ማምረቻ የተለያዩ ብሉኬቶችን የምናመርትበት የተለያዩ ለምድጃ እና ለቤት የሚሆኑ ቀልጣፋ ብሎኬቶች የሚያመርት ነው ይህ ማሽን።

እነዚህ ሁለቱ ጥንዶች ወይም ባለትዳሮች በኢትዮጵያ ውስጥ ትልቅ ተጽኖ መፍጠር የቻሉ ባለትደረዝ ናቸው ቴዲ አፍሮ እና አመልሰቱን ውጪ ናቸው እነዚህ ባለተዳሮች በምንድ ነው ኢትዮጵያ ውስጥ ተጽኖ መፍጠር የቻሉት።

ወቅቱን ያልጠበቀ መልኩ ያቀረቡ የዜና ሽፋን ሲሆን የደረሰ በወቅቱ መሰብሰብ እንዳለባቸው የአማርኛ የሰጠው መግለጫ ላይ ይታያል

ሂክ የመስኖዎ ሥራ እንዲያቀላጥፍ ተደልጉ ውህዎችን የአባ አስተላለፍ ወደ ገብሬዎች ማሻ የማድረጅ ሥራ የተሰራ ሲሆን እና ይህንንም ለግብር እና ምን ያህል ተስማሚ ነው ታስባላቸሁ?

የሚታየው ውብ የሆነ የግብርና ሥራ ኖሊስ የተለያዩ ቅጠላ ቅጠሮች አንኳር የሆነ ቅጠሎች ይታያሉ። እና ደግሞ በኮታ ገጠም የተሠራ ይመስላል። ይህ ምርት እንተብሎ ይጠራል

ይህ በፊት ዘመን ሲጠቀሙበት የነበረ መቀመጫ ወንበር ነው። ሙሉ በሙሎ ፈጣውላ የተሰራነ ማገደፊያ ያለው ከበጎንም የጅ መገደፊያ ያለው እና በልክ 4ት ማዘን ተደርጎ በደማቅርድ የተሠራ መቀመጫ ወንበር ነው።

ብርጭቆ ሰሆን የተለያዩ ጥክማጥቅሞች አሉት ቤቱ ውስጥ ለለመነት ውሃ ለመትጫነ እንዲሁም የተለያዩ ንገሮችን ለመበጃ ለመትጫነት ይውዳል። ይህ ብርጭቁ ከምንማዕደም ይዘጋጃል።

ይም ታዋቂቱ ቶጃር ሸክ ዑሴን አላዲን ይባላሉ። በኢትዮፒያ ትልቁ ባለ ሀፍት ናቸውን ብሎውን በአፍሪካ እና የዚክ ሰው የተጣራ የብርመጠን ምንያህል ነው